ምስሉ የሚያሳየው በሃበሻ ልብስ የተዋበች ሃበሻዊ ሴት ለየት ያለ የፎቶ አነሳስ ዘዴን ነው።

በምስሉ ላይ እንደሚታየኝ ብዙ በአንድ አይነት ሃይማኖት ዉስጥ የሚገኙ ሰዎች ተሰብስበዉ ያዉ ሃይማኖታዊ ነገር እየተከታተሉ በሃይማኖቱ ዙሪያ።

ምስሉ እንደሚያሳየኝ አንድ የመዋቢያ ጌጣጌጥ በአይነቱ የብር ከለር ያለው እና ክፍት የሆነ እጅ ላይ የሚደረግ ጌጣጌጥን ነው።

በምስሉ ላይ እንደሚታየኝ አሳ ፤ የተዘጋጀ አሳ ፤ ለመበላት የተዘጋጀ አሳ፥ ሎሚ አለ እና በቻፍ በኩል ደሞ አዋዜ በሰሃን ላይ ቀርቦ፡፡

በምስሉ ላይ እንደሚታየው ሰዎች ተሰብስበው ቆመው ወደ አንድ አቅጣጫ እየተመለከቱ ነው። የአንድ አካባቢ ስዎች ይባላሉ።

ምስሉ የሚያመለክተው የጸሃይ መጥለቅ ጀንበር ስታዘቀዝቅ ነው ፤ አትክልቶቹ በዛፎቹ ምናምን በጨለማ ዉስጥ ሁነዉ ይታያሉ ፤ በብርሃን እና በጨለማ።

በምስሉ ላይ እንደሚታየው አንድ ወጣት የሽመና ስራን እየሰራ ነው። በአትኩሮት ፊትለፊት ወዳለው የሽመና እቃ እየተመለከተ ሲሆን በሁለት እጆቹ ክሮቹን በመያዝ እየሰራ ነው።

ምስሉ እንደሚያሳየው የኦርቶዶክስ ተዋህዶ እምነትን የሆሳ እና እምነታዊ አከባበር ስርዓት ነው፤ ካህናት በተለያየ መንገድ ሲያከብሩት ከህዝብ ጋር የሚያሳይ ምስል ነው።

በደረቅ መሬት ላይ የበቀለ ቁጥቋጦ የሚመስል እጽዋት ነው። አበባ አለ ፊት ለፊት ላይ አረንጓዴ ነው። መሬቱ ደረቅ እንደ ረግረግ ነገር የሚመስል።

ምስሉ የሚያሳየው የሳፋሪኮምን ማስታወቂያ የጥቅል ማስታወቂያ ነው። ለደንበኞች በተለያየ ዋጋ የቀረበ አገልግሎትን የሚሰጥ እሱን ያሳያል።

ፎቶው የሚያሳየው የአትክልት በተለምዶ ሽንኩርት የሚባለውን ነው። በብዛት አንድ ቦታ ተሰብስቦ የቀመጠ ነው። ከላይ በኩል የተነሳ ነው።

ምስሉ እንደሚያሳየው ተማሪወች እየተማሩ ዘመናዊ በሆነ መንገድ በቴክህኖሎጅ መሳሪያዎች በመታገዝ በመምህራቸው አማካኝነት ትምህርትን እያገኙ እንደሆነ::

ምስሉ የማያሳየው አንድ ሴትና ሀለት ሴቶች አንዷ ሻጭ ነች አንዷ ገዥ ነች። የመድሃኒት መሸጫ መደብር ውስጥ ነው።

ምስሉ የሚያመለክተው የኢትዮጵያ መድን ድርጅትን አርማውን የድርጅቱን የሆነውን አርማ ነው። በነጭ እና ደመቅ ባለ በሰማያዊ ከለር እንዲሁም በተለያየ ጌጣጌጦች መከበቡን።

ምስሉ እንደሚያሳየ የተለያዩ ጀልባዎች በአንድ የዉሃ አካል ላይ ህይቅ ሊሆን ይችላል ወይም ደግሞ እንዲሁ የተገደበ ፣ የተከበበ፣ የተቋጠረ ዉሃ ይሆናል። ከዚያ ላይ ተሰብስቦ ነው።

በምስሉ ላይ እንደሚታየኝ መዶሻና መምቻ ቦታ አለ። የፍርድ ቤት ነው ፍርድ ቤት ዳኞች አብዛኛውን ጊዜ ሚጠቀሙበት መዶሻና የሚመቱበት ቦታ ነው። መሃል ላይ ወርቃማ ነው ከላይ ቡኒ አይነት ከለር ያልለው።

ምስሉ እንደሚያሳየው አንድ ዜና አምባቢ ከፊት ለፊት ቆሞ እንዲሁም ሶስት የዜና ባለሙያዎች ተቀምጠው አንደኛ ሰወየ እያብራራ ነው። መግለጫ እየሰጡ ነው። የቴሌቪዥን ፕሮግራም ነው።

በምስሉ ላይ ስታዲየም ያላለቀ ስታድየም ዙሪያውን በግንባታ ላይ ያለ ይታየኛል።

በምስሉ ላይ የአንዲት ልጅን ወይም ሴትን ፀጉር አሰራር እና ፀጉሯ ላይ ጨሌ የሚመስሉ ነገሮች አሉ።

ምስሉ የሚያሳየው አንድ ወጣትና ብዙ ባጃጆች አንድ ላይ ተሰብስበው ቆመው ነው ።ለስራ ይመስላል።

የደንበኞች አገልግሎት ከሽያጭ በፊትና በኋላ ድጋፍ በመስጠት የደንበኞችን እርካታና ታማኝነት ያረጋግጣል።

ምስሉ እንደሚያሳየው የአንዲት ሴት ጸጉር አሰራር ነው። ግማሹ የተሰራ ነው እና እየተሰራ ያለ። ጀርባዋ አካባቢ ያሳያል።

ምስሉ እንደሚያሳዬን የማስታወቂያን ስራን ነው። በማስታወቂያው ስራ ላይ የባለቤቷ ስምና ስልክ ቁጥሯ እንዲሁም የተለያየ መረጃ ተካቷል።

ምስሉ እንደሚያሳየው የተለያዩ ሰዎች የተለያየ ዜግነት ያላቸው በአንድ ላይ ተሰብስበው የአንድን ማህበረሰብ ባህላዊ ምግብ እየተመገቡ በደስታ ውስጥ ሆነው እየተጫወቱ ነው።

ምስሉ ላይ የምንመለከተው በአይነቱ ለየት ያለ ሰዎች ሲያዩት ሊያስደስት የሚችል ዘመናዊ አካባቢ ነው ።በተለያዩ መብራቶች እና ውሀዎች ያጌጠ ነው።

የማስታወቂያ ውጤታማነት መለኪያ እንደ የምርት ሽያጭ መጨመር፣ የደንበኞች ግንዛቤና የድረ-ገጽ ትራፊክ ያሉ አመልካቾችን ያካትታል።

ምስሉ እንደሚያመለክተን የኢትዮ ቴሌኮምን የጥቅል ለማስታወቂያ ነው። በተለያየ አይነት እና በተለያየ ዋጋ ለደምበኞች መቅረቡን በምስሉ ላይ ያመለክታል።

በምስሉ ላይ እንደሚታየኝ ጳጳሳት ፣ ዲያቆናት ስርዓተ ክህነትን እየፈጸሙ ስርአተ ክህነትን እየፈጸሙ ቅስናን፣ ወይ ዲቁናን ወይም ደግሞ ምርግትናን ስርአት እየፈፀሙ።

በምስሉ ላይ እንደሚታየኝ ባህላዊ ውዝዋዜን የባህል ልብስ በመልበስ የአገው ማህበረሰብ ይመስለኛል ወንዶችና ሴቶች አንድ ላይ ጭፈራን እያሳዩ ነው በመድረክ ላይ

ምስሉ የሚያመልክተን መልክዓ ምድር አረንጓዴ የሆነ መልክዓ ምድር ነው በአካባቢውም ላይ የተለያዩ ውጤቶችና ማሳወች እንዲሁም ወንዝ እንደሚገኝ ነው ።